ምስሉ የሚያሳየው የሱፐርማርኬት ምርቶችን ሲሆን፤ ረጃጅም ፓስታዎች፣ ጥምዝና ጥምዝ ያልሆኑ መኮረኒዎች ይታያሉ። ቀለማቸውም ደማቅ ቢጫ ነው።

ይህ ደሞ አታክልት እና ፍራፍሬ ነው ፤ ይሄ እንግዲህ ለጤና በጣም አስፈላጊ በሽታ መከላከያ ልንጠቀመዉ የምንችለዉ ፍራፍሬ አይነት ነው ፤ የማንጎ ቅጠል የመሰለ ፍራፍሬ፣ እና በጣም አስፈላጊ፣ እንዲሁም የተለያዩ በበረሃ በሚመስል አከባቢ ያለ እጽዋት ነው።

ይህ የምስል አይነት እንደምንመለከተው የተለያዩ ሰላም አስከባሪ ሰዎች ተሰልፈው ይታያሉ ፤ እንዲሁም አፋቸዉን በማስክ ሸፍነው፣ ባርኔጣም ለብሰው ይታያሉ።

በምስሉ ላይ የምናየው የበደሌ እስፔሻል የመጠጥ አይነት ሲሆን፤ በበደሌ ጥርሙስና በሌላ ጠርሙስ ተቀንሶ የሚጠጣና የሚታይ የመጠጥ አይነት ነው።

ይህ ምስል እንደሚያመለክተው ከሆነ የተለያዩ ሙዚቃዎች እየደነሱ ነው ፤ ቢጫዎች ሴቶች ተይዘው እና ወንዶች ደሞ እየደነሱ ነው ፤ ሞሰበወርቅ ይታያል ፤ እንዲሁም ደሞ ኮፍያም ጸጉርንም የተሰሩ ቆብም ለብሰው ይታያሉ።

ይህ ምስል እንደሚያሳየን የተለያዩ የግብይትና የንግድ ስራወችን እንዲሁም የሸማ ውጤቶችን የሚሰራ ወጣትን ሲሆን ብዛት ያላቸው የሸማ ውጤቶችም በዙሪያው ይታያሉ።

ይህ የምስል አይነት እንደምንመለከተው የተለያዩ መሠረታዊ አገልግሎቶች መኪናዎች ውሃ ማቆሚያ በርሜሎች እንድሁም ደግሞ ቴሌዎችም ይታያሉ።

በምስሉ ላይ የምናየው ቀላል የሸበጥ ጫማ ሲሆን፤ መልኩም ቡናማና በሳጥን ላይ የተቀመጠ ጫማ ነው። ከላይም ደግሞ ሌሎች የተለያዩ ጫማዎች ይታዩበታል።

በምስሉ ላይ እንደምንመለከተው የቤት ውስጥ እቃወችን ሲሆን ፤ ለምግብ ማቅረቢያ የሚያገለግል ግድግዳ ላይ የተሰቀለ ትሪ እና ለሎችም የቤት እቃዎች ይገኙበታል ።

የቤት እቃዎች ስንል ምን ማለት ነው የቤት እቃዎች የተለያዩ መሳሪያ ነገሮችን እንሰራለን ሶፋ የተለያዩ መቀመጫውችን ሁሉንም የሚያካትት የቤት እቃዎች ይባላሉ።

ይህ ምስል እንደምንመለከተው መሰንቆ ይዞ እየመታ እንድሁም ደግሞ አካባቢው ፈገግ ያለ ጎጥ የመሰለ ዙሪያውን በጣም ገራሚ የሆነ አረንጓዴ ቦታዎች ይታዩናል።

ይህ ምስል እንደሚያመለክተው በቅርጫት መሰል ብረታ ብረት የተሰራ ወደ ላይ ወይም ከታች ቅርጫት የሚመስል ነገር ሲሆን በቀኝና በግራ በኩል መኪናዎች የሚታዩ ሲሆን ብዙ ጊዜ ቡናማ ቀለም አላቸው።

ምስሉ እንደሚያሳየው ወጣ ገባ የበዛበት፣ የተለያዩ አዝርቶች ተዘርተው፣ ከሩቅ ደግሞ ባህርዛፎች፣ እንዲሁም ሸለቆዎች ይታያሉ።

ይህ የምናየው ምስል የተለያዩ ቡና ቤቶች ምግብ ቤቶች በአይነቶች ሰወች የተለያዩ ሰዎች ተሰባስበው ምግብ ሊበሉ ተዘጋጅተው ይታያል።

ይህ ምስል እንደምንመለከተው የኢትዮጵያ ሰብዓዊ መብት ኮሚሽን የሚያሳይ የሎጎ አይነት ነው። በሰማያዊ ከለር እና በቢጫ ከለር።

ይህ ለተለያዩ ለሃብል፣ ለ እጅ ቀለበትም፣ እንዲሁም ለተለያዩ መስሪያ የሚሆን በክብ እና በረጅሙ የተያያዘ ብረታ ብረት፣ ጌጣጌጥ ነው ፤ እንዲሁም ለሰው ቀለበት ላይ ሊታሰር የሚችል ፤ ለጣትም እንዲሁም ለጆሮ ባጭሩ ተሰርቶ ሊገለገል የሚችል ጌጣጌጥ የሚሰራበት መንገድ ነው።

ህዝቦች የመሰረተ ልማት እያለሙ የሚገኙበት አካባቢ የተለያዩ ህዝቦች የተለያዩ ችግኞች ፣ፅዶች እንዲሁም ደግሞ በአካባቢው አረንጓዴ ስራ በጣም አካባቢ እየተከሉ ይገኛሉ ወይም እያለሙ ይገኛሉ ። የሚገኙ ናቸው ።

ይህ የምስል አይነት የሚያመለክተው የቅድስት ድንግል ማሪያም ሰዎች ቤተክርስቲያን ስመው እየተመለሱ ፤ እና አጥሩም ይታያል።

በዚህ ምስል ሰዎች ትምህርታቸውን ሲጨርሱ የሚለብሱት የማእረግ ልብስ ነው። ተማሪዎቹ እያንዳንዱ ተምረው ሲጨርሱ የሚለብሱት ወይም የሚያሰሩት ልብስ ነው።

ይህ ምስል ደሞ የሚያመለክተው የህ የምግብ አይነት የነጭ አይነት እሩዝ ፣ ቀይ ስጋ ፣ እንዲሁም ደሞ እንደ ቡናማ ያለ ቁርጥ ስጋ ያለበት የምስል አይነት በሰሃን ነው ቀርቦ የሚገኝ።

ይህ በምስሉ ላይ የምንመለከተው የተለያዩ ሰወች አንድ ላይ ተቀምጠው እንዲሁም ቡና እየጠጡ እንዱሁም በር ላይ ብርጭቆ ይዘው ህጻናቶችም፣ ትላልቅ ሰዎችም አሉ።

ታዋቂ መሪ ምስል ነው። በጣም ፊት አገዛዙ አሪፍ የሚባል የመሪ አይነት መለስ ዜናው ፤ በጣም አሁን ከሞተ ትንሽ ጊዜ ያስቆጠሩ ሰውዬ ናቸው። ከፊቱ ባንዲራዎችን ይዞ ይገኛል።

ምስል የሚያሳየው የገጠር ትውስታን በጣም ሊቀሰቅስ የሚችል ዳቦ በምጣድ እየተጋገረ ፤ አረቄ የሆነ ዳቦ ነው የተጋገረ በምጣድ ላይ ይታየኛል እንዲሁም በቆጥ ምድጃ ላይ ተጥዶ ነው የሚገኘው።

ይህ ምስል የሚያሳየው ህብረተሰቡ ተሰባስቦ እሳቱን እያነደደ ፤ ከፊት ለፊት ደሞ ትልቅ ህንጻ በስተዚህ በኛ ፊት ፤ በጣም ትልቅ መስቀል ያመላክተናል ለምሳሌ እሳቱ እየደረበ ይገኛል።

ብዙ ሰዎች በጉዞ ደክመው እያረፉ የሚያሳይ ምስል ሲሆን ፎጣ ለብሰው የወደቁም አሉ።

ይሄ የሚያሳየው ይሄ ቤት ቁም ሳጥን የተለያዩ እቃ ሚደረደርበት ወይም የተለያዩ እቃዎች በውስጥ አስገብተን ልኝዝበት የምንችል ቁም ሳጥን ነው።

እንደምንመለከተው የተለያዩ ቡና ቤቶች፣ ምግብ ቤቶች እና የተለያዩ ሰዎች ተቀምጠው እንዲሁም ደግሞ ሞሰብ እንጀራ ማስቀመጫ ይታይበታል። የተለያየ አይነት የተሰራ፣ ሴቷ ቆማ እያስተናገደች እና የተለያዩ ሰዎች ይገኙበታል።

ይህ ምስል መኪና ከህንጻዎቹ ፊት ለፊትና ሰው ከስተጀርባ ዉሃ እንዲሁም ደሞ የህንጻዎችን የተለያዩ ቀለሞችን እየቀባ እና ግራጫማ የመሰለ መኪና እና እንዲሁም ደሞ ግድግዳዎችን ከላይ ወደታች በጎማ ዉሃ ስቦ እያፈሰሰ ይገኛል።

የሚያመላክተው ቡና ሰዎች ተቀምጠው፣ እንዲሁም ደሞ ስንቄ ሚባሉ መጠጦችም፣ እንዲሁም ደሞ በሬዎች ከቡና ቤቱ በስተጀርባ ተጠምደው እና የተለያዩ እንስሳቶች እና መልከአምድር ወጣ ገባ ያለበት አከባቢ ነው።

ይህ ምስል በትልክቅ የተሰራ መኪና ያለበት ፣ አጥሩም በጥጋግ ሽቦ የታጠረ ፣ ነጭ እና እንደ ቀይ ያለ ከተር የተሰራ ቡና ቤቶች ይኖራሉ ማለት ነው።

እንደምናየው የአትክልት አይነቶች ሲሆን፣ ድንች ሚባል የአትክልት ፍራፍሬ ሲሆን ፤ ከስሩ የምናየው አቡዋራ እና በደንብ ያልተራገፈ፣ ገና ያልታጠበ ፤ በወጥ መልክ ተሰርቶም ወይም በቅቅል መልክ ሊያገለግል የሚችል ነው።

ሁለት ሴቶች የከፍታ ዝላይ ላይ እየዘለሉ ይገኛሉ ፤ እንዲሁም ደሞ ብረታ ብረቶች፣ የቆሙ ፖሎች፣ ጽዶች እና አረንጓዴማ ወጣ ገባ ያሉ ሰፈራወችም ይታያሉ።

ይህ ምስል ቀይ መኪና እንዲሁም ደሞ እንደ ህንጻዎችም በዙሪያው የተለያዩ ሰዎችም፣ የተለያዩ ቲወታዎች እንዲሁም ደሞ ከጎን ደሞ ህንጻዎች ከበዉ ይገኛሉ።

በምስሉ ላይ እንደሚታየዉ በመኖሪያ ቤት አከባቢ እና በዚሁ አከባቢ ደሞ ሺንት ቤት ተሰርቶበት የሚገኝ ቤት፣ እንዲሁም ደሞ እጽዋቶች፣ የተለያዩ አረንጓዴማ አከባቢዎች፣ ባሕርዛፎች በዙሪያዉ እና ተለቅ ያለ ረዥም ቁዋሚ።

ይህ ምስል እንደምንረዳው በባህር ውስጥ እየዋኙ ይገኛሉ እንዲሁም ደሞ ከስር ከዳር ደሞ የግርብ ዛፎች ይገኛሉ።

በምስሉ ላይ እንደምንመለከተው የተለያዩ መሰረታዊ አገልግሎት፣ ኮሪደር እየተሰራ ይታያል ። የተለያዩ ሰዎች ድንጋዮችን ተሸክመው እንዲሁም ድንጋዮችን እያነጠፉ ይገኛሉ።

ይህ ምስል በጣም ወጣ ገባ የበዛበት ፤ ለቱሪዝም የሚሆን ቦታ እና እንዲሁም በዉስጡ የተለያዩ አረንጓዴ እጽዋቶችን ችፍርጎችን እና ሰዎቹ ደግሞ በጉዞ ላይ ፤ ሻንጣ ሻንጣ አዝለዉ ይገኛሉ።

ይህ ምስል የሚያመላክተው አብዘሃኛዉ አከባቢ ከጥርጊያ ዳር ቆሞ መሰንቆ እዞ እየመጣ፣ ከዘራ አንጠልጥሎ፣ ጋቢዉን ከትከሻዉ ላይ አድርጎ፣ ፎጣ ጠምጥሞ፣ ጥቁር እና ፈገግ ያለ ሰው፣ ከጎኖ ደሞ የተለያዩ እጽዋቶች ያሉበት እንዲሁም ደሞ በጣም መንገዶች የሚታዩበት።

ይህ ምስል የአትክልት ፍራፊሬ አይነት ነው እና ለበሽታ በጣም አስፈላጊ ተከላክይ ከሚባሉት ከስር አፍርቶ ተንጠልጥሎ የሚገኝ የማንጎ ምስል ይታያል።

ይህ የምስል አይነት በጣም ትላልቅ ፎቆች እስከ ሶስተኛ ወለል የሚታዩ እና ገራሚ አሰራር የሚታይባቸው እንዲሁም መኪና የሚታይባቸው ምስል ነው።

ይህ ደሞ ለኦላይን ስራ በጣም አስፈላጊ የሆነ ወይም ገራሚ የሚባል ኦንላይን የመሰለ ፤ እንዲሁም ደሞ ኮምፕዩተር ላብ ክላሥ የተለያዩ ኮምፕዩተሮች፣ ሰዎች የተለያዩ ኦንላይን ስራዎች የሚሰሩበት ፤ እንዲሁም ደሞ የተለያዩ የተግባር ስራ በተግባር የሚያዩበት ላፕቶፖች ወይም ደሞ ኮምፕዩተሮች ያሉበት ቦታ ነው።

የተለያዩ አረንጓዴ እጽዋቶች ፣ ነጭ አበባ፣ እንዲሁም ደሞ ጽድ መሰሎች ፣ ቅጠል መሰሎች ፣ ግራጫማ የመሰሉ እና ወደታች ደሞ ስር አረንጓዴ የመሰሉ ብዙ ሳራማ ቦታዎች ይገኛሉ።

ይህ ምስል የሚያሳየው የአረንጓዴማ እጽዋቶች፣ ትናንሽ ችፍርጎች፣ ከርቀት ደሞ ጉም የመሰሉ ቦታዎች፣ ሰማዩም ይታዩበታል።

ይህ ምስል እንደምንመለከተው ዶሮ እንቁላል አቅፋ ገራሚ ምርጥ ምርጥ እንቁላል አቅፋ፣ እንዲሁም እንጨቶችን ሰብስባ የምትገኝ ቀይ ዶሮ ነች።

ይህ ምስል በጣም ለሰው ልጅ አሪፍ ወይም ተመካሪ የሚባል ለስላሳ መጠጥ ቀዝቀዝ ሊያደርግ የሚችል ፣ከምግብ በኋላ ሊመከር የሚችል የመጠጥ አይነት ነው። ፋንታ የሚል ማስታወቂያም ተፅፏል።

በምስሉ እንደምንመለከተው የሚያሳየው የሽመና ስራ የባለ ልብሶችን ለመስራት የእስላም ነጭ ልብስ የሚባሉትን እየሰራ ይታያል።

ይህ ምስል የሚያሳየው የተለያዩ ሃይማኖት ቅጠሎች ፤ አብዘሃኛዉን ጊዜ ወደ ሲኦል የሚመሩ ፤ ቆባቸዉን ለብሰው አይናቸውን ፈጠጥ ፈጠጥ ያደረጉ እና አንደኛው ከሌሎች ከፍታ ቦታ ላይ፣ ወንበር ላይ ተቀምጦ ያለ ሰው።

ምስሉ የሚያሳየው የቤትና የቢሮ እቃዎችን ሲሆን ፤ እንዲሁም የተለያሉ ጠርሙሶች ለምግብ መያዣ የሚያገለግሉ እቃዎች በሳጥን ውስጥ ተደርድረው ይታያሉ።

ይህ የምስል አይነት ህጻን ልጅ በክሊፕ መልኩ ጸጉሩን ተስተካክሎ ወደ ቤቱ የሚሄድና ፊቱ ድንቡጭ ያለ ልጅ የሚያሳይ የምስል አይነት ነውህ

ሰዎች በተለያዩ በትልቅ ህንጻ ባሉ፣ ህንጻ ቤት አለ፣ መስኮቶችን እንዲሁም ደሞ ሰዎች ወደቡና ቤቱ እየተጉዋዙ ይገኛሉ። በዙሪያዉም የተለያዩ እጽዋቶች ይገኛሉ።

የሚያመላክተው የምግብ አይነት ሲሆን ከቀይ ስጋ እና ከእንቁላል እንዲሁም ስንዴ መሰል እንጀራ የተሰራ በነጭ ሰሃን የቀረበ ሰሃን ነው።

ምስሉ እንደሚያሳየው ሴትዮዋ እያዳመጠች ወንድየው ደግሞ መሰንቆ ይዞ እየመታ፣ እያዘመረ፣ አዝማሪ ወይም ደግሞ ይባላል ።የተለያዩ ምክንያቶች አሉ። በለቅሶ ምክንያት ሊሆን ይችላል ወይም በደስታም ሊሆን ይችላል።

ይህ ምስል የሚያሳየው የምግብ አይነት ሲሆን ቁርጥ እንጀራ ፣ ስጋ ቅቅል እና አትክልትም አለው።

በምስሉ ላይ የምናየው የቤት እንስሳት አህያ ሲሆን፤ ሳሮች፣ እጽዋቶችና ችፍርጎች ይታያሉ።

የሚታየው የመዝናኛ ቦታወች በውሀ ግድብ ተሰርተው። መዝናኛ እንዲሁም ደግሞ የሳር ጎጆ የመሰለች ትንሽዬ እና የሳር ጎጆወችም እንዲሁም መቀመጫዎች ተሰርተው አካባቢያቸው ላይ ይገኛሉ።

የሚያመለክተው ቄሶች ከበሮ ይዘው፤ መቋሚያ ይዘው የቆሙትን ትታችሁ ደሞ ብዙ አረንጓዴ እጽዋቶች ይገኙበታል። በስተጀርባቸው ደሞ ብዙዎቹ ተቀምጠውም ሆነ ቆመው ይታያሉ።

ይህ ምስል በጣም በረሃማ አከባቢ የሚታይበት ከርቀት ብዙም ደብዘዝ ያለ አረንጓዴ ስፍራዎች እና አንድ ሰው ደሞ ፎጣ ለብሶ ጠረር ካለ በስተጀርባው ሳር የመሰለ ከድንጋይ ላይ ተቀምጦ ይታያል።

ምስሉ ላይ እንድምንመለከተው በጣም ብዙ ህዝብ የሚታይበት ፣ ሰላማዊ ሰልፍ አድርገው ሰዎች ባንዲራቸውን ይዘው የሚታዩበት

ወደ ዘጠኝ የሚደርሱ ሰዎች ብስክሌት ይዘው ለጉዞ ተሰልፈው ይታያሉ። የለበሱት የልብስ ቀለምም የተለያየ ሲሆን አንዳንዶቹ ቁምጣ አንዳንዶቹ ደግሞ ሙሉ ሱሪ ለብሰዋል።

ይህ የሚያሳየዉ የቤት እቃወች ዉስጥ እና ወደ ቀይ ወደላይ ደሞ እንደ ግራጫም፣ ነጭ እና ጥቁር ያለበት ፤ በጎኑ ደሞ ቡና ፤ ቡና ለንቅልፍ ከሚከለክሉ አይነት መጠጦች የሚያገለግል ነው።

ይህ ምስል እንደምንመለከተው ሰዎች የተለያዩ ፋሽን ለብሰው በጣም ወደ ሰማዩ ያዘኑ የተከዙ እ እግዚአብሔር እየለመኑ ያሉ ሰዎች ናቸው።

ይህ የምስል አይነት እንደምንመለከተው ከተለያዩ እጽዋቶች የሚዘጋጅ ለባህላዊ ህክምና የሚያገለግል ነው ፤ እንዲሁም ቅጠሎችን በድንጋ በታች እና ከጎርጓዳ ድንጋይ አርገን ፤ የተቀጠቀጠ ሰፋ ያለ ድንጋይ ቅርጽ እና ሙሙጭ ያለዉ ቀጣጥላ ድንጋይ እጽዋት የሚገኙት ነው።

በምስሉ የሚያሳየው የተለያዩ ቃሪያዎች እና ክትፎዎች እንዲሁም ደሞ አታክልት፣ የተለያዩ ምግቦች አንድላይ ድብልቅልቅ ሁነው ፤ በብዙ ቀለም ሁነው ቀርበው ይታያሉ ።

ይህ ስዕል የሚያመለክተዉ የትምህርት ሚኒስቴር ሎጎ ነዉ። የትምህርት ሚኒስቴር ሎጎ በሰማያዊ ከለር የተፃፈ እና ሰርክል የሆነ ሆኖ የተዘጋጀ በዉስጡ ደግሞ ቀይ፣ ቢጫ፣ ሰማያዊ የሚመስል ከለሮችን መፃፎችን ያመለክታል።

ይህ የምስል አይነት እንደሚይዘው ቀይ ቀበሮ በተለያየ በተራራማ አካባቢ እንዲሁም ወጣገባ በበዛበት ትናንሽ ቁጥቋጦም ይታይበታል።

ይህ የምስል አይነት እንደሚያሳየን የባህላዊ የህክምና የጥርስ መፋቂያ የእጽዋት አይነት ነው።

ይህ ምስል እንደምንመለከተው የወይራ ስል ፀሎት በሚል እርእስ የተፃፈ የግጥም መድብል ነው። እናንተ ይሄን ግጥም አንብባችሁታል?

ይህ ምስል አይነት እንደምንመለከተው ከቆዳና ከእንጨት እንዲሁም ከጭራ ወይም ከሲር የሚሰራ ሙዚቃ መሳሪያ ነው።

ይህ ምስል እንደሚታየው አተር እሸት ነው። አተር እሸት በግራ እጅ ተይዞ ወይም ደግሞ ከጎን ደግሞ የተለያዩ አረንጓዴ እና እጽዋቶች አካባቢ ይገኛል። አተር እሸት እንግዲህ አብዛኛውን ጊዜ በመስከረም አካባቢ ሊገኝ የሚችል አይነት ነው። ከለሩ አረንጓዴ መሳይ ነው።

ይህ ምስል የሚያሳየው የአምቡላንስ መጎጎዣ ታማሚዎችና ከለሩ ነጭ የመስቀል ምልክት ያለበት ፣ የመስቀል በአደጋ ጊዜ ሊደርስ የሚችል ከጎኑ ደግሞ ትላልቅ ዛፎች ወይም ትንንሽ ሽፍጎች ይታዩበት ።

አብዛኛውን ጊዜ በዱር አካባቢ እንዲሁም የዱር እንሰሳ አካባቢ የሚገኝ ጊንጥ ወይም እንቁራሪት የሚባል ክንፎቹን ወደላይ ዘርግቶ አወ እንሽራሪት ተሰቅላው ይገኛል እንቁራሪቱ ላይ እንሽራሪት

የተፈጥሮ አካባቢ ደግሞ የተለያዪ ወጣገባ የበዛበት ሸለቋማዎች፣ አረንጓዴ ሳሮች እንዲሁም ደግሞ ጓሳ ሚመስሉ ሳሮች ያሉበት ሰዎች ወንዝ ዳር አካባቢ ሆነው እየታጠቡ የሚገኙበት ሰፈር ወይም አካባቢ ነው። በጣም ተፈጥሮ ገራሚ የሆነ ቦታ ነው።

የምንመለከተው የተለያዩ የግብርና ስራዎችን የሚያመለክት ነው። ሰዎች በማረሻ ጉድጓዱን የሻረውን ለአትክልትነት እንድሁም ሰዎቹ ደግሞ ከርቀት ዝም ብለው ቁመው ከርቀት በጎች ከብቶችም ቤቶችም እና ሰዎችም ብዙ እየተሳተፉ ይገኛሉ።

ይህ ምስል እንደሚታዬው በካብ የተሰራ በጣም የታነፁ ቦታዎች የተለያዩ ጉች ጉች ያሉ ቤቶች ሰዎች መንገድ ላይ እየተጓዙ ያሉና ቆርቆሮ ቤቶች በጀርባ ወጣ ያሉ አብዛኛውን ጊዜ አረጓዴ ሳሮችና እንደ ቡላማ አካባቢ ይገኝበታል።

ይህ ምስል አንድም የሚያመላክተው የተለያዩ በሞሰብ ተከድኖ የቀረበ ባህላዊ የተሰፋ በክር ወይም በኬሻ ሞሰብ ሸክላዎች ምግብ ይዞ የተለያዩ ምግቦች ይዘው ይገኛሉ።

ይህ ምስል እንደምንመለከተው የሚያሳየ ከላይ የተፈሰሰ እሳት እና በሦስት ድንጋ ጉልቻ ተጎልቶ በቅል እየተፈሰሰ ይታያል።

ይህ ምስል የሚያመላክተው ሰዎችን በአየር ላይ ከአንድ ቦታ ወደሌላ ቦታ የሚያስተላልፍ በኢትዮጵያ ሊቀሳቀስ የሚችል የአውሮፕላን ምስል ነው። በሰማይ ሰማያዊ ምስል የሚታይበት ከታች ደሞ ነጭ ምስል ባግራውድ ያለው ምስል ነው።

ይህ ምስል የተለያዩ ማህበረሰብ ተሰባስበው እየበሉ ይገኛሉ። ሴቶችም ወንዶችም በሹካ መሰል ኩታቸውን ለብሰው ከዘራቸውን ይዘው የሚታዩ ናቸው ።

ይህ ምስል የሚያመላክተው በጣም ታሪካዊ ቅርፅ ያለበት በዙርያው የተለያዩ እፅዋቶች እንዲሁም ደሞ ወጣ ገባ ቤቶች የሚታዩበት የምስል አይነት ነው።

የሚያመላክተው ሴት ልጅ ልጇን ዶክተር አዋልዶ እያሳቀፋት ይገኛል።

ይህ ምስል እንደሚያሳየ ለምግብ እይነት ከሚያገለግል ቀይ ስጋ እና አትክልት ላይ ተነስንሶበት ምግብ በታች እንጀራ ያለበት እና ከላይ ደግሞ አረንጓዴ የሚታይ ነገር ቀይ ስጋ ተጎማምዶ በስርዓቱ የተከተፈ።

ከላይ በፏፏቴ መልክ የሚወርድ ውሀ እንዲሁም ከታች የተለያዩ እፅዋቶች ፣ግድቦች ፣ አጥር የሚገኙበት በጣም አረጓዴ አካባቢ እና ከላይ ከከፍታ ተነስቶ ወደታች የሚወርዱ ወንዞች ጅረቶች ያለበት ፏፏቴ ቦታ ነው።

ይህ ምስል ሰዎችን በሎተሪ በተለይም ስልክ በመደወል ላይ ሚሴጅ ሊገባ የሚችል የተለያዩ እጣዎችን ማበረታቻ በዚህ ቢገቡ ተሸላሚ ይሆናሉ እያሉ አድማስ ሎተሪ የሚያመለክት ማስታወቂያ ነው።።

ይህ ምስል እምደምንመለከተው የቤት እቃዎችን ብረምጣድ ከሰል እና የመሳሰሉ የቤት እቃዎችን የያዘ የቤት እቃዎች ስብስብ ነው።

ይህ የምስል አይነት ለጌጣጌጥና ሰዎች ለተለያዩ ውበት የሚጠቀሙበት ሲሆን ይህም በተለይም ለጀሮ የሚሆን በሰይዝ ትንሽም ትልቅምያለበት አብዛኛው ቀይ ከለር የሚሆን የጌጣ ጌጥ

ምስሉ ላይ እንደምንመለከትው እንግዲህ የከብት ስጋ ታርዶ እየተቸረቸረ ነው። በምደብም ከተገኘ በጁ ወረቀት ይዞ ሁለተኛው እጣ እየጣለ እንዲሁም ደግሞ የተለዩ ይታይበታል። ሰውየው ስጋ እየቆረጠ እና ከጀርባ ብዙ የተቆረጠ ስጋ ይታይበታል።

ይህ ምስል የሚያሳየው የባህላዊ ህክምና ሲሆን ሰዎች እጁን ወደ ላይ ጥምዝዝ አድርገው ይዘውት ልቡን ይዘው እጁን እየሳቡት ይታያል። የእጅ ውልቅ የሚስተካከልበት የምስል አይነት ነው ።

ይሀ ምስል እንዳተቃላይ የሚያሳየው የስራ ቦታዎችን ለምሳሌ ሰዎች የተለያዩ ከሰሎችን እያዞረ ይገኛል፤ እንዲሁም ደግሞ አይሱዙ መኪና ከበስተጀርባ አሉ እንዲሁም እጽዋቶች እንዲሁም ደግሞ ከበስተጀርባ ከሰል ይዞ ከሚዞረው በስተጀርባ ደግሞ በስተዳር የቆሙ ሰዎችም አሉ።

ይህ ምስል ለተለያዩ ለአፈር እንዲሁም ደሞ ለእንጨትም ሆነ እንዲሁም ደሞ ለተለያዩ የሚያገለግል ቀይ መኪና በቀይ በቀይ ቀለም የተሰሩ መኪናዎች ናቸው። ለተለያዩ ለአፈርም እንዲሁም ደሞ ድልድይም ለመስራትም ሲያገለግል እሚያመላልሱ ለአሽዋ ምናምን ሚከራይ ናቸው

ይህ ምስል በእንጨት የታጠር በሮቹ አልተከፈቶም እንዲሁም ደግሞ ተ...

ይሄ ምስል እንደሚያሳየው ከጣና ዳር ሆኖ የሚገኝ ደሴት አይነት ሲሆን ከስሩ ደሴት የተሰሩ ቤቶች መዝናኛ ቤቶች ለቱሪዝም አገልግሎት የሚሆኑ የተለያዩ አጠር አጠር ያሉ ጎጆዎች እና ቤቶች ይገኙበታል::

ዘመናዊ ተሽከርካሪዎች በቴክኖሎጂ የዳበሩና ደህንነታቸው የተጠበቀ እየሆኑ መጥተዋል። የኤሌክትሪክ ተሽከርካሪዎች የአየር ብክለትን ለመቀነስ ይረዳሉ።

ይሄ ምስል የሚያመላክተው የጌታችን የእየሱስ ክርስቶስ ልደትና እንዲሁም እረኞች በጎችን ሲጠብቁ የሚያሳይ የምስል አይነት ነው። እንዲሁም ከጓን ደሞ የከብት ምስልን እንዲሁም ደሞ ሰማያዊ ምስል ይታይበታል።

ይህ ምስል የሚያመለክተው ከእጽዋት ዘርፎች ከሆኑት ውስጥ አንዱን ሲሆን በጣም ከመጠን በላይ በማፍራት ስንጥቅጥቅ ብለው እጽዋቶች ይገኛሉ። የብርቱካንን ምስል የሚያሳይ የእጽዋት አይነት ነው።

ምስሉ እንደሚያመላክተው የተለያዩ የሱፐር ማርኬት አገልግሎት የሚሰጡ የመጥጥ አይነቶች ናቸው።

ይህ ምስል እንደምንመለከተው እንደሚያሳየን አረንጓዴያማ ሳሮችን እፅዋቶችን እንዲሁም ደግሞ ትላልቅ ፎቆች አጥራቸውን መብራት ባለው በነጭ ከለር የታጠረ አጥር ነው የሚያሳየን።

ባህል ከትውልድ ወደ ትውልድ የሚተላለፍ ሲሆን የህብረተሰብን ማንነትና ታሪክ ጠብቆ ለማቆየት ወሳኝ ሚና ይጫወታል።

የተፈጥሮ አካባቢ የሚመስል ሰዎች በመንገድ ላይ እየተጓጓዙ የሚታዩ ናቸው። እንዲሁም ደግሞ የመብራት ፖሎች፣ እዋቶችን፣ ቤቶችም አጫጭር ቁጥቋጦዎችም ይታዩበታል።

እነዚህ ደግሞ የተለያዩ ሱፐርሜርኬት የሚባሉ የተለያዩ አገልግሎት ቅባቶችን የተለያዩ አረንጓዴ መሳያዎች ሽቶዎች እንድሁም የተለያዩ ቅባት በሱፐር ማርኬት አካባቢ ነው።

ይህ ምስል የሚያሳዬው ጭላዳ ልጇን አቅፋ በሆዷ ውስጥ ትገኛለች። በአካባቢው በረሀ የመሰለ ቡናማ አካባቢ ትገኛለች።

ለባህላዊ ሙዚቃ የሚሆን ድም ድም የሚል ከከብት ቆዳ እንዲሁም ከጅብ ቆዳ ሊሰራ የሚችል ቆዳዎች እና መንገቻዎችን ደሞ አንድ ላይ ተዛዝነው የሚገኙበት የምስል አይነት ነው። እንዲሁም ደግሞ በሰርግ እንዲሁም ደግሞ ለቤተክርስቲያን ሊያገለግል ይችላል።

ይህ የቤት እቃ የተለያዩ በውስጡ ሹካዎችን፣ ሳህኖችን እንዲሁም ደሞ ጠረቤዛዎችን አቀነባብሮ ያጌጠ ያበባ ሞስል ነው።

ይህ ምስል የተለያዩ እጽዋቶች እና በክብ የተሰራ ህንፃ ከላይ ደግሞ የኢትዮጵያ ባንዲራ ያለበት ለቤተ መጻፍት አገልግሎት የተሰራ ምስል ነው።

በቤት እቃዎች ውስጥ ከሚገኙት አንዱና ዋነኛው ሲሆን እንዲሁም ቤታችን ለማፅዳት ከሚያገለግሉት ውስጥ ይህ የቤት መጥረጊያ ነው።

የመጀመሪያ ደረጃ ትምህርት መሰረታዊ ዕውቀትንና ክህሎቶችን በመቅረጽ ለቀጣይ የትምህርት ደረጃዎች መሠረት ይጥላል።

ቡና ቤቶች ብዙውን ጊዜ መክሰስና ቀላል ምግቦችን የሚያቀርቡ ሲሆን ምግብ ቤቶች ደግሞ ሙሉ ምናሌ ያላቸው የተለያዩ ምግቦችን ያቀርባሉ።

ይህ ምስል የሚታየው ለተለያዩ የምርት ገቢ የሚያገለግሉ ማስታወቂያዎች እንድሁም ደግሞ ላም በወተት መልክ የተለያዩ ምርቶችን በመሸጥም የተለያዩ ገቢ ታስገኛለች። ይህን በምስሉ እናያለን።

እንደሚያመላክተው አንድ ሰውዬና በዙርያው ፍዬሎችን እየጠበቀ በተለያዩ ለፍዬሎች የሚሆን እፅዋቶች አካባቢ አቁሞ ይገኛል።

ይህ ምስል እንደሚያመላክተው የአማራ ብዙሀን መገናኛ ድርጅትን የሚያሳይ የሎጎ አይነት ሚዲያ ኤጄንሲዎች በአረጓዴ ከለር ዙርያውን በክብና በባዲራ በነጭና ባረጓዴ መሰል የተቀባ ምስል ነው።

ይህ ስዕል እንደሚያሳየው የተለያዩ ዲዛይን የተለያዩ ፍላወሮች አብዛኛውን የተለያዩ እንደነጭ ያለ ልብስ ተጊጦ ግራጫ እና ፍላወሮች እና በጎኖቹ ደግሞ ዛፎች የሚታዩበት እና ደግሞ በእንጨት ዚግዛግ የተሰራ ነው::

ይህ ስዕል የሚያመላክተው የቁም ሳጥንን ወይም ቡፌ በመስታወት የተሰራ እና በጣውላ ቁልፍ ያለበት እቃዎችን ለመደርደር አመቺ የሆነ የቤት ዕቃ አግልግሎት ሰጪ ነው::

ይህ የምግብ አይነት እንግዲህ ፓስታ እንዲሁም የተለያዩ የምግብ አይነት ያሉበት እንዲሁም በጣም አሪፍ የሚመስል እይታ የምግብ አይነት ነው። እና ፓሥታ እንዲሁም የተለያዩ በውስጡ አትክልትን እንዲሁም የተለያእ ምግቦችን የያዘ የምግብ አይነት ነው።

ይህ ምስል በባህር ዉስጥ ያሉ ሰዎች በጣም የተለያዩ ሰዎችንና እንዲሁም ደግሞ ታንኳ የሚገኝበት ጀልባ ላይ ሰዎችን በባህር ዉስጥ ሊያጓጉዝ የሚችል ነው በላይኛው ነጭ ነጭ የተሰራ የታቹ ክፍት ነው።

ይህ ምስል የሚያሳዬው ሰዎች ለመኖርያ ቤት የሚያገለግሉ ቆርቆሮ ቤቶች በጭቃ እየለሰኑ ወይም ደሞ ጭቃ አቡክተው እየመረጉ እና ከመረጉ በኋላ ገለባ እየተመተሙ ይገኛሉ። ብዙ ሁነው በትብብር እየሰሩ ይገኛሉ።

ይህ ምስል የሚያመላክተው ትንንሽዬ የአረንጓዴ ዛፎችን እንዲሁም አረንጓዴ መሰል አይነት ዛፎችን እና ውስጡ ደግሞ ወጣ ገባ ያለበት ወንዝ ውስጥ ለውስጥ የሚሄድበት እና በስተ-ጀርባ ደግሞ ድንጋይ አካባቢ ቦታ የያዘ ነው።

የቤት ዕቃዎች ዲዛይን እንደየቤቱ አቀማመጥና እንደየግለሰቡ ምርጫ የሚለያይ ሲሆን ዘመናዊና ባህላዊ ቅጦች በብዛት ይታያሉ።

የሚያሳየው ትልቅ የዘምባባ እጽዋት ምስል ትንንሽ የሆነ ችፍርግየ ዛፎች ከጎን ደግሞ አረንጓዴ ዛፎች ህንጻዎች በብዙ ክፍል የተሰሩ እንድሁም ደግሞ የታነጹ እና በረንዳ በኩል።

ለስላሳ መጠጦች (ሶዳ) በስኳርና በካርቦን ዳይኦክሳይድ የበለፀጉ ሲሆን በልክ መጠጣት ይመከራል።

እዚህ የሚያሳየው ባህላዊ ህክምና ገጥሞት ነው። እጁን ከአንገቱ ታስሮ በባህላዊ ጨርቅ ታስሮ እጁን ከስብራት ለማዳን የሚያገለግል ቀይ ልብስ የለበሰ ሰውየ ነው። ቀኝ እጁን አንገቱ ጋር ተጠርዞ ይገኛል።

በዚህ ምስል የምንመለከተው ወደፊት ያለፉ ድርጊቶች ወደፊት ያለፉ ባህሎች የሚያስረዳ ይህ ባህላችን እንዳንረሳ የሚያደርግ መጎራረስ የሚያሳይ ነው። ሴቷ ለወንድየው እያጎረሰችው እና ባህላዊ ልብሶችም ለብሰው ይታያሉ። ነጫጭ ልብስ ለብሰው መልካቸውም ቀይ ነው።

የሥራ ፈጠራ ወጣቶች አዳዲስ የንግድ ሀሳቦችን በመፍጠር የሥራ ዕድልን በማስፋት ለኢኮኖሚ እድገት አስተዋጽኦ ያደርጋሉ።

እነዚህ ደግሞ ማህበረሰብ ሁለት ወንድ እና ሴት ናቸው። የተለያዩ አትክልቶች እየኮተኮቱ፣ የተለያዩ እጽዋቶችን እየኮተኮቱ ይገኛሉ። በጣም በሚገርም ሁኔታ ስራቸው የተለዩ አረም በመመንጸር እያጠፉ እየኮተኮቱ ይገኛሉ።

ይህ ምስል እንደሚያመላክተው የአርስተ ዜና የምታሰማ ሴት ፊት ለፊት እንዲሁም ደሞ ጋዜጠኛ ደሞ ቄሶች ጥላ ዘርግተው ታቦት ይዘው እና ማህበረሰቡም ብዙ ሁኖ እየተንቀሳቀሰ ይመስላል።

ሀይማኖት መሰረት የሆነ ቦታ ለተለያዩ ማህበረሰብ ሊያስተምር የሚችል በዙሪያዉ ብዙ ቤቶች የተሰሩበት እና ከተማ የሚገኙ ቤተክርስቲያን ነዉ። እንዲሁም በዙሪያዉ እፅዋቶች ይገኛሉ።

ይህ ምስል የሚያሳየው የዱር እንስሳ አካባቢ የሚኖሩ ደግሞ ቀይ ቀበሮ አብዛኛውን ጊዜ ብርቅዬ እና አስደናቂ የሚባሉ እንስሳት በሰሜን ተራሮች አካባቢ የሚገኝ በጎኑም ብርቅዬ እጽዋት ያለበት ሳርማ ቦታዎች እና ተራራማ ቦታዎች ያሉበት ምስል ነው።

ይህ ምስል የሚያሳየው በጣም ግራጫ የሆነ እና በውስጡ ትንንሽ አጠር አጠር ያሉ ዛፎችን የይያዘ ነው። ረዘም ረዘም ያሉት ደግሞ በስቃ የመሰሉ የቤት መስሪያ የሳር ቤት ሲሰራ የሚያገለግሉ የእጽዋት አይነት ነው።

የሚያምር አክተር ነጭ ልብስ ለብሶ ፤ ይህ ነጭ ልብስ ደግሞ የቴኩዋንዶ መስሪያ መለያ ነው ወገቡን ታጥቆ እና በአንድ በትር ቁሞ የሚያሳይ ምስል ነው እንዲሁም ከጀርባው መቀመጫዎች፣ ሳጥኖችም ይታዩበታል።

እንደ ቲማቲም፣ ሰላጣ፣ ካሮትና የመሳሰሉት በምግብ ዝግጅት በብዛት ጥቅም ላይ የሚውሉ አትክልቶች።

ምስሉ እንደሚያመለክተው በጣም ብዙ ሰው ያለበት ለቱሪዝም ወይም ለጉብኝት የታሪክ ቅርስ ቦታዎችን ቤተክርስቲያን የሄዱ በጉዞ ሰልፍ ነጭ ልብስ የለበሱ ባንዲራ ዙሪያውን እናያለን እንድሁም ደግሞ ዛፎችም ይታዩበታል።

ይህ ምስል በጣም አስገራሚ የሆነ የገበሬዎችን የሚያመላክት ሲሆን በዲቦ ወይንም ደሞ በማህበረሰብ ሆነው በአንድ ላይ ሆነው እያረሱ የሚገኝ በዛ አካባቢ የተለያዩ ጥንድ በሬዎችን ጠምደው እያረሱ ይገኛሉ።

ምስሉ ላይ የምንመለከተው አግልግሎት የሚሰጡ ብረታብረቶች አሉ። ለፋስ፣ ለመጥረቢያ የሚያገለግሉ ናቸው።

ሙዚቃ የመዝናኛ፣ የፈውስና የመንፈሳዊ እርካታ ምንጭ በመሆን የዕለት ተዕለት ጭንቀትን ያስወግዳል እንዲሁም የአእምሮ ሰላምን ያጎናጽፋል።

ምስሉ የሚያሳየው የባህር ዳር ከተማ ዜና የምታስተላልፍ ሴት በኋላዋ የማስታወቂያ ምልክት ያለበትና በተለያዩ ነገሮች ያጌጠ የባህር ዳር ምስል ያለበት ነው።

ይህ ምስል የሚያሳዬው ቤተሰቦች ወይም ባንድ ቤተሰቦች ሁነው የተለያዩ እቃዎችን የሱቃሱቅ መደርደርያ እቃዎች ላይ እየሸጡ ባልዬው በቀኙ ሚስቱ እንደገና ደሞ ህፃኑን ይዞ ወይም ደግሞ ከፊታቸው ሚዛን መለኪያ ወይም ባለስ

ይህ ምስል የሚያመላክተው በተለይም በዘይት የተጭረቀረቀ የሚመስል እንጀራ የተቆራረሰ እንጀራ ነው። የተቆራረሰ እንጀራ በዘይት ደርቆ በተለይም ለተማሪዎች የሚያገለግል ቀይ ከለር ያለው እንጀራ አይነት ነው።

ይህ ምስል እንደምትመለከቱት ከስሩ ደረቅ ያለ ከላይ ደግሞ በጣም ጅፍርር ያለ የሆኑ እንስሳቶች እና በአካባቢው ደግሞ ትንንሽ ድንጋዮች ይታያሉ።

ምስሉ ላይ ሁለት አልባስ ይባላል። የተለያዩ ቦታዎችን ለመቆፈር ፣ልማት ለማልማት የሚያገለግል መሳሪያ ነው ።

ዓለም አቀፍ የስፖርት ውድድሮች እንደ ኦሊምፒክና የዓለም ዋንጫዎች የተለያዩ ሀገራት ተወዳዳሪዎችን በማሰባሰብ የሰላም መልዕክት ያስተላልፋሉ።

ይህ ምስል ችፍርግ ያለ እና ተቆርጠው ሁለተኛ የሚበቅሉ ፣የሚጨበጭቡ ባህር ዛፍ ፣እንዲሁም ሳሮች ፣ቁጥቋጦዎች ይገኙበታል።

የፀጉር ሻምፖዎችና ኮንዲሽነሮች ፀጉርን ለማፅዳትና ለስላሳ እንዲሆን ለመርዳት የተሰሩ ምርቶች ናቸው።

ይህ ምስል የህዝብ አገልግሎት ሊሰጥ የሚችል በላይብረሪ መልክ የተለያዩ መፅሐፎች አጋዦች ተደርድረው የሚገኙበት ቦታ ነው። አብዛኛው ይሄ ምስል ቀይ ህንፃ ወይም ቀይ ቀለም የተቀባ ህንፃ ነው።

ይህ ምስል ሰላም አስከባሪ የተለያዩ ጉዞ ላይ መኪናን አሶርዶ እቃዎችን እየፈተሹ ያሉ የተለያዩ ፖሊሶች እና እንዲሁም ደግሞ በፈስታል የተቋጠሩ በኬሻ የተቋጠሩ እቃዎችን ማህበረሰቡ ለነሱ ብሎ፣ ሰላም ለማስከበር እየፈተሹ ይገግኛሉ።

ዜና የሰብዓዊ መብቶችን በመጠበቅ፣ ድምጽ ለሌላቸው ድምጽ በመሆንና ማህበራዊ ፍትህን በማስፈን ረገድ ወሳኝ ሚና ይጫወታል።

የሚያመላክተዉ በጣም አስገራሚ የእግር ኳስ ሦስት የእግር ኳሶች እንዲሁም ደግሞ በፊት ለፊቱ ደግሞ የእግር ኳስ ጎል ይታያል በቢጫ መሰል የተሰራ።

የውሃ አካላት እንደ ወንዞችና ሀይቆች ለሥልጣኔ መፈጠርና ለንግድ መስፋፋት ወሳኝ ሚና ተጫውተዋል።

የሚያሳየው አበዛኛው በግብርና ሴትዮዋ ላም እያጣባች ትገኛለች። ላሟም ቀይ ናት ሴትዮዋ ቁጭ ብላ ጥጃዋን ሌላ ሰው ይዞት እያጣቡ ይገኛሉ።

ዴሞክራሲ የሕዝብን ተሳትፎና የብዙኃኑን ድምፅ መሠረት ያደረገ የፖለቲካ ሥርዓት ሲሆን ሰብአዊ መብቶችን ያከብራል።

ይህ ምስል አብዛኛውን እንደሚያሳየው ቤት መኖሪያ ቤት አካባቢ የሚገኝ ህንጻ ሲሆን በሩ በገራሚ በተለያዩ የተሰራ የተለያዩ ድዛይን አለበት እና ከለሩ አብዛኛውን ጊዜ እንደ ቡናማ ያለ ከለር ህንጻው የተቀባ ጠርዝ ጠርዝ አካባቢ ወደ ጥቁር የሚያመላክት እና በመስታወት የተሰራ ቤት።

ባህርዳር ዩኒቨርስቲ አጠቃላይ የቢሮ ወይም ደግሞ ዊዝደም ታወር ተብሎ የሚጠራ በጣም አስገራሚ ሁና የተሰራ እና የሰው ምስሎች ካለበት አካባቢ ነው። ቀበሌ ስምንት አካባቢ የሚገኝ ዊዝደም አጠቀላይ የባህርዳር ዩኒቨርስቲ

በምስሉ ላይ የምንመለከተው በሁለት እጁ ወረቀት ይዞ ካልኩሌሽን የተሰራበት በስቴፕላር ለማስያዝ ሲሞክር ይታያል። የተለያዩ ፅሁፎች ይታያሉ።

ህግ አስከባሪ የሀገራችን ዳር ድበር የሚያስከብሩ መነፀር የለበሰ መሳርያም ይዘው የተለያዩ መከላከያዎች ከመኪና ተሰቅለው መኪናው ደሞ ሬጀራማ መልክና ዛፎችም ቅጠሎችም ካጠገባቸው አሉ።

ይህ ህንጻ በመሬት ተፈልፍሎ የተሰራ የቤተክርስቲያን ቅርስ ሲሆን ሰዎች ብዙ ነጫጭ ልብስ የለበሱ ከአፈሩ ተጎንብሰው እየተሳለሙ አብዛኛውን ድንጋያማ ቦታ አካባቢ ይገኝበታል።

የሚያመለክተው የተለያዩ ተማሪዎች በኮምፒውተር ላብ ገብተው እየሰሩ እና ሌክቸሩ ቁሞ እያሳያቸው ይገኛል። የተለያዩ ላብ አሲስታንስ ወይም ደግሞ ላብ አስጠቃሚዎቹም እያሳዩቸው፤ ተማሪዎች በእያንዳንዳቸው ኮምፒውተር ይዘው እየተጠቀሙ።

ለውበት መጠበቂያ የሚሆን ለፀጉር ማጠቢያ የሚሆን እና ማስዋቢያ ይሄም ማስጌጫ ለወንዶችም አብዛኛውን ጊዜ የሚጠቀሙበት ሻምፖ ምስል ነው።

ለግብርና አገልግሎት የሚሆን የተለያዩ አታክልቶችን አስቀምተው መጀመሪያ እያደራጁ፤ እና የተለያዩ ሴቶች ቀይም ጸየምም ያሉ ሶስት ሴቶች እና ከጀርባቸው ደግሞ ረዘም ረዘም ያለ ሊደርቅ ያለ እጽዋትና ምስልን ጉች ጉች ያሉ የጽዋት ምስሎችን አሉ።

ይህ ምስል እንደሚያመላክተው የተለያዩ የስፖርት ሊጎችን ነው። እንድሁም ደግሞ ወደ አምስት የሚሆኑ ሰዎች ጎል የተለያዩ ማስዋቢያ እና የተለያዩ የስፖርት ውድድሮችን የሚያመለክት ነው።

ይህ ምስል በዚሪያው በተለያዩ እጽዋቶች የታጠረ ያሉ ድርቦች እና መሀሉ ላይ ደግሞ ጫፍ ጫፉ ጠቆር ያለ እና ቡላ የሆነ ቁልቋል ምስል ነው።

ይህ ምስል የሚያሳየው ታሪካዊ ቦታዎች እና መልካምድሮች የተለያዩ ስፋት ያሉ የተለያዩ ብዙ ቤቶች፤ ከሳር የተሰሩ በቶች ገጠራማ አካባቢ የሚያመላክት ነው።

ይህ ምስል እንደሚያመለክተው የቀደምት ታፊክን ሊያስረዳ የሚችል አብራራው መሳርያ ይዘው ነጭ ልብስ በተለይም በጎንደር የነበረውን ታሪክ የሚያስረዱ እነፋሲለደስ የነበሩበትን አካባቢ የሚያሳይ እነ አፄ ቴዎድሮስን የሚያመላክት

የአልኮል መጠጦች የሚዘጋጁበት አካባቢ ነው። ወይም ይህ ምስል ለሳፕል የሚታይ ለውዞ መጠጦች ወይም ለአረቂ አይነትየሚያገለግል ነው።

ይሄ ምስል እንደምንመለከተው ቀጭኔ ነው እና መልኩ ነጭ እና እንደቀይ ያለ ዚግዛግ የመሰለ የተቆራረጠ ይመስለኛል። ከዛፉ በደንብ አንገቱ የማይታይ በስተጀርባው ብዙ የፉርግ ዛፎች ከድንጋይ ላይ ቆሞ እና በስተጀርባው።

ይህ ምስል አይነት እንደምንመለከተው በጣና ደሴት ዉስጥ ያለ ደሴት ነው። ከባህሩ ዉስጥ የሚገኝ አረንጓዴ እጽዋቶች እንዲሁም ደግሞ ቤቶችም ተሰርተዉበት ይገኛል። ዙሪያውን ባህር እንዲሁም ከቅርብ ደግሞ የተለያዩ አረንጓዴ ተክሎች የበዛበት ሃገርም ይታያል።

ይሄ ደግሞ በጣም አስፈላጊ የሆነ ሰላምን ለማስፈን የሚባል ስብሰባ። የምዕራብ ጎንደር ዞን ኮሚኒኬሽን መምሪያ ክፍልና የተለያዩ ሰላምታዎችን ለማምጣት ከጦርነት ወደ ሰላም ለማምጣት የስብሰባ አይነት ነው።

የመሰረታዊ አገልግሎቶች ዉሃ በሚሞላበት ጊዜ ለመሻገር የሚያገለግል አባይ ድልድይ በባህር ዳር ዙሪያ የሚገኝ ነው። ከስሮቹም ፊትለፊትም የተለያዩ እጽዋቶች የተፈለጡ እንጨቶችም ይገኙበታል።

ምስሉ ላይ የምንመለከተው የተለያዩ የአይን ማስዋቢያ ኩሎች ነው ።የተለያየ ከለር አላቸው። አይኗ የሚያምር በማስዋቢያ የተዋበች ሴት።

ከእንጨት ጣውላ የተሰራ ጠረጴዛ እና መቀመጫ ቦታዎችን ያመላክታል። ይሄ ለተለያዩ አገልግሎት ይውላል።

በስተጀርባ ገመድ አለ ዘለው እንዳይወጡ በነጭ ቀለም ተቀብቶ የተጋደመ እንጨት የቦክስ ግጥሚያ የሚያሳይ የስፖርት የውድድር አይነትና ከጀርባ ደግሞ ሰዎች ተቀምጠው ማስክ ለብሰው ይታያሉ።

ይህ ምስል በደሴቶች ውስጥ የተለያዩ በጣም ለኢሚግሬሽን ለጉዞ ለቱሪዝም ሊያገለግል የሚችል በባህር ውስጥ ያለ አካባቢ ነው። የተለያዩ እጽዋቶችና ተራራ አካባቢ ያሉበት ማለት ነው።

ይህ ምስል እንደምንመለከተው ቡና ቤቶች ብዙ ወንበሮች ያሉበት በሰአት ምሳሌ የተሰራ ቤቶች ያሉበት አካባቢና ቡና ቤቶች እንዱሁ መዝናኛዎች።

ይህ ምስል በጣም በትክክል የማውቀውና ልገልፀው የምችል ዋልያ የተለያዩ ዌልያዎች በጓሳ እንዲሁም ደሞ የተለያዩ እፅዋት በጎኑ ያለበት በሰሜን ተራራ አካባቢ ያለ ዋልያና እፅዋት ናቸው።

ይህ የሚያሳየው የኢትዮጵያ ፌዴራላዊ ደሞክራሲያዊ ሪፐብክ የማዕድንና የነዳጅ ሚኒስቴር ሎጎ ነው። የተለያዩ በውስጡ የሁለት አይነትና የመስቀል ምልክት የተሰራ ከማጭድ የተሰራ ሎጎች በሶስት ክብ የተሰራ።

ይህ ምስል የሚያመላክተው የዱር እንሰሳ አይነት ሲሆን። በአካባቢው የተለያዩ ቅጠሎች ይታዩናል። ከርቀት ድጋዎችም ሚዳቋም ትታያለች። ይች የሚዳቋ መልክም እነደ ቀይ አይነት ነው።

ይሄ ደግሞ የተለያዩ ማህበረሰብ ፖሊሶች እና ሚቲንግ ሰላምታ እያቀረቡ ይገኛሉ የተለያዩ ፖሊሶች ስፖርት ሰሪዎችን እያበረታቱና ሰላምታ ነገሮችን ነው እየሰጡ የሚገኙት

በምስሉ እንደምንመለከተው ለህብረተሰቡ አገልግሎት መሠረታዊ ፍላጎቶች የሆነ እንስሳቶች ትምህርት ቤቶች መጠለያ ተማሪዎች የሚሄዱበት መንገድ ተገንብቶ ይታያል።

ይህ ምስል እንደምንመለከተው መሰረታዊ ልማት ወይም ደግሞ አገልግሎት የሚሠጥ አውሮፕላን ይገኛል ነጭ አውሮፕላን ከስር ከታች በጣም አረንጓዴማ ቦታዎች እና መስመሮች